የአገልግሎት ሰጪ የመንግስት ህንጻዎች ውስጥ አንደኛው የሚመደበው ትምህርት ቤቶችና ዩኒቨርስቲዎች ናቸው። እነዚህም በመንግስት የሚተዳደሩ የትምህርት ተቋማት ህንፃዎች ናቸውይ።

የኤሌክትሪክ ማከፋፈያዎች ትላልቅ ማከፋፈያ ጣቢያዎች ውሰጥ ያሉ ማከፋፈያዎች አንዱ የሆነው ማለያያ ነው ማለያያ በደህንነት እረገድ ከሰርኪውት ብሬከር ጋር ተያይዞ የሚያገለግል መሳሪያ ነው።

የዩኒቨርስቲ ትምህርት ወይም ከፍተኛ ትምህርት ዋና አላማውን ስናይ ሰፋ ያለ እውቀት፣ ክህሎት እና የምርምር ብቃት በመስጠት ለሀገር ልማት የሚያስፈልገውን ብቁ የሰው ሀይል ማፍራት መቻል ነው።

የሜክሢኮ አደባባይ ድልድይ ሜክሲኮ አደባባይን በመሻገር ወደ ለገሃር ወደ ፒያሳ የሚሄደውን ትራፊክ ከታችኛው አደባባይ በመለየት የትራፊክ ፍሰቱን ያፋጥናል።

ባህል ዩኒቨርሳል ነው ስንል መገለጫው በሁሉም ሰብዓዊ ማህበረሰቦች ዘንድ የሚገኙ ሰው የመሆን መሰረታዊ ፍላጎቶችን የሚያሟሉ ገፅታዎች ያሏቸው ነው።

የፖሊስ ዋና ሚናዎች ውስጥ አንደኛው የሆነው የህግ ማስከበር ነው ይህም አንደኛው የትራፊክ ደንቦችን እና የወንጀል ህጎችን ማስፈፀም ነው። ሌላኛው የወንጀል ምርመራ ማካሄድ ነው ወንጀልን ማጣራት ማስረጃ መሰብሰብና ተጠርጣሪዎችን በቁጥጥር ስር ማዋል ነው።

የመጓጓዣ አገልግሎት ላይ አጠቃላይ ስንቶችና ቴክኖሎጂዎችን ስናጀመረው ስቴክ አስተዳደር ነው የማከማቸውንና የመረጃ ስልቶችን ማቀድ እና መተግበር ነው።

የሐይልና የአካባቢ ቴክኖሎጂ ንጹ ኃይልን ማመንጨትና የአካባቢ ደበቃ ላይ ያተኮራል ከእነዚህም ውስጥ ታዳሽ ኃይል ቴክኖሎጂ እና የውሃ ማጣሪያ ቴክኖሎጂ ይጠቀሳሉ

የፖሊስ ጣቢያ ዋና ዋና ክፍሎችና አገልግሎቶች አንደኛው የሆነው የሪፖርት ክፍል ነው። ይህም ህዝብ ስለ ወንጀል፣ ስላደጋ፣ ወይም ስለጠፋ እቃዎች ሪፖርት የሚያደርግበት ክፍል ነው።

ከሰብዓዊ መብቶች አይነቶች ውስጥ አንደኛው የሆነው ሲቪልእና ፖለቲካዊ መብቶች ናቸው እነዚህ የሕይወት መብት ከባርነት ነጻ የመሆን መብት የግል ነጻነትና ደህንነት መብትን ይይዛሉ።

የፖስፖርት አቅርቦት ማዕከላት የአስተዳደር እና ተቋማዊ ማዕከላትን አቀማመጥ ስንመለከት በአዲስ አበባ ውስጥ ዋናው ማዕከል እንዲሁም በክልል ዋና ዋና ከተሞች የቅርንጫፍ ማዕከላት አሉ።

የቴክኖሎጂ ዋናው አንደኛ ፈጥና ነው። አዳዲስ ምርቶችንና አገልግሎቶችን መፍጠር ነው። ሌላኛው ግንኙነት መረጃን ማስተላለፍና መቀበልን ማቀላጠፍ ነው።

ከባህል ደረጃዎች ውስጥ አንደኛው የሆነው ንዑሰ ባህል ምሳሌዎችን ስናይኖ ሃይማኖታዊ ቡድኖች የሙዚቃ አድናቂዎች ቡድኖች የአንድ የራ መስክ ባለሙያዎች ለምሳሌ የሃክም ማህበረሰቦችን ያጠቃልላል።

የውሃና የአየር ላይ ስፖርቶች በውሃ ውስጥ በውሃ ላይ ወይም በአየር ላይ የሚካሄዱ ሲሆኑ፤ ከነዚህም መካከል ውሃ ላይ ፓሉ፣ የጀርባ ውድድር፣ የውሃ ውስጥ ዘሎ መግባት እና ፓራግለዲን የመሳሰሉት ይጠቀሉ።

የኢትዮጵያ ብሔራዊ ቤተ መጽሐፍትና መዛግብት ማዕከል ይህ የኢትዮጵያ ዋና እና ብሔራዊ ቤተ መጽሐፍት ነው። ሁሉንም በሀገር ውስጥ የሚታተሙ ጽዕፎች ወይም ሕትመቶች በሕግ አስገዳጅነት የሚሰበስብና የሚያስቀምጥ ማዕከል ነው ።ለሀገር ታሪክና ቅርስ ተእጅግ በጣም አስፈላጊ ነው።

ከሰባዊ መብቶች አንደኛው የሆነው ኢኮኖሚያዊ ማህበራዊ እና ባህላዊ መብቶች ሲሆን እነዚህም የሥራ መብት የትምህርት መብት በማሕበራዊ ደህንነት ተጠቃሚ የመሆን መብትንም ያጠቃልላሉ።

የግንኙነት ቴክኖሎጂ ዋና ቶክራቱንስ ና በርቀት ያለገደብ መረጃ እና ድምፅን ማስተላለፍ ነው ቁልፍ ምሳለዎች ድንጽእናይ 5 ጂ ኔትወርክ የፋይበር ኦፒቲንግ የሳይተላይት ኮሚኒኬሽንችን ያጠቃልላል።

የማጓጓዣ አገልቅሎት አጠቃ ላይ የማጓጓዣ ስልቶችን እና ቴክኖሎጂዎችንስ እና አንደኛው የሎጂስቲክ አስተዳደር ነው ሁለተኛው የጂቤስ እናይ የመከታተያ ሥራዎቶች ናቸው ሦስተኛው ኢንተርሞዳል ትራንስፖርቶች ናቸው አራተኛው የዖንላይን ቦታ ማስያዝ ነው አምስተኛው የአሽከርካሪዎች ስልጠና እና የፈቃድ አስደጥ ነው።

የብሪትሽ ቤተ መጽሐፍት ካንገ ፈወቹ የዓለማችን ቤተ መጽሐፍት አንዱ ነው እጅግ በጣም ብዙ ታሪካዊ የእጅ ጽሑፎችንና ብርቅዬ ሰነዶችን ይዟል. ከእነዚህ መካከል የማግና ካርታ አንዱ ነው።